ማስታወቂያ ማለት ማሳወቂያ መልእክት ማስተላለፍ ማለት ነው። ብዙ ማስታወቂያ አለ። አሁን ለምሳሌ ገቢ ውስጥ አሁን የዩኒቨርሲቲ ገቢ ውስጥ አሁን የሚለቅ የሚለጠፉ ማስታወቂያዎች ይኖራሉ። መግቢያ ቀናት፣ መውጫ ቀን ምናምን ማስታወቂያ ናቸው።

ኤቲኤም፣ ኤቲኤም ማለት ማሽኖች ናቸው፤ ሰዎች ገንዘብ ለማስገባት ወይም ደግሞ ገንዘብ ለማስወጣት የሚጠቀመው ማሽን ነውና ይህ ማሽን በየጎዳነው ላይ አገልግሎት ለመስጠት የተቀመጡ ማሽኖች ናቸው፤ እና የኢትዮጵያ ንግድ ባንክ ማሽን በአንድ ጊዜ ስንት ብር ማውጣት ይቻላል?

ሮማን የሚበላ ፍራፍሬ ብዙ ፍሬ ያለው የሚበላ ፍሬ ያለው በጣም ብዙ ፍሬ ያለው የገበሬ ማሳ ላይ ነው የሚገኘው።

ቡና ቤቶችና ምግብ ቤቶች ቡና ማለት ቡና የሚጠጣበት ቤት ማለት ነው ቡና የሚሸጥ ከሆነ ቡና ቤት ይባላል ምግብ የሚሸጥ ከሆነ ምግብ ቤት ይባላል።

ዶሮ የእንቁላል ምቶን ሴት ዶሮ ይመስለኛል እንግዲህ እና የፈረንጅ ይመስላል አክችሊ ድቅልም ሊሆን ይችላል፤ በኢንኩቤተር ዶሮ ይባላል።

ትምህርት ማለት እንግዲህ ከእርሱም እንደምናቀው ስለ አንድ ነገር ማወቅ ማለት ነው ስለዚህ ለምሳሌ ስለ አንዴ ኢንጀነር ኢንጂነሪንግ ነገሮችን በስራት ማወቅ ኮምፒውተር ኢንጂነሪንግ ብንወስድ ስለ ኮምፒውተር ነገሮች ሙሉ ለሙሉ የሚያውቅ ማለት ነው ።ስለዚህ ትምህርት እንለዋለን።

ተፈጥሮ ማለት እንዲሁም ሰው ሰርቶ ሳይሆን በፈጣሪ ተፈጥሮ ማለት ነው። የተፈጠረ ነገር የሚፈጠር አካባቢ ማለት ብሆነ እንትን የተከበበ ማለት በሆነ እንትን ውስጥ የተከበበ ክብ ያለው።

ባህላዊ ሕክምና ማለት ባህላዊ በሆነ መንገድ ሕክምና መስጠት ነው::ለምሳሌ አሁን የእንትን መድሃኒት የኮሶ መድሃኒት አለ የኮሶ ከቅጠል የሚሰራ ማለት ነው:: ስለዚህ ቅጠላቅጠሎችን ምናምን ጨምቆ አሉ ባለሙያዎች እና እነሱ ባህላዊ ሐኪሞች::

አትክልትና ፍራፍሬ ማለት አሁን ለምሳሌ እንደ ጎመን ሰላጣ ምናምን የመሳሰሉት ፍራፍሬ ደግሞ ማንጎ ፥ሙዝ ፥ ፓፓየ ምናምን ፍራፍሬ ናቸው።

ማስታወቂያ ማቀት እንግዲህ ላልሰማ ሰው ማሳወቂያ ማለት ነው:: የስራ ቅጥር ማስታወቂያ ሊሆን ይችላል የብዙ ማስታወቂያዎች አሉ አሁን ለምሳሌ የጫረታ ማስታወቂያ ሊሆን ይችላል::

ሰውነትን የሚያጎለምስ ነገር ሰውነትን የሚያዳብር ነገር ጠንካራ የበለጠ ጠንካራ እንድንሆን የቅርጻችን የሰውነት ቅርጻችን እንዲሻሻል ያደርጋልና ጤነኛ ሆነ እንድንኖር እንድንኖር ጤናማ የሆነ ኑሮ ለመኖር አገልግሎት አለው::

ጌጣጌጦች ማለት አሁን ለምሳሌ የጆሮ ጌጥ በሴት ልጆች ማለት ነው፣ እና ማስዋቢያዎች ጌጣጌጦች ይባላሉ። ጌጣጌጥ ማለት ማስዋቢያ መዋቢያ ማለት ነው።

ማስጌጥ ማለት ማስዋብ ማለት ነው። የበለጠ ጎልቶ እንዲታይ ደምቆ ካለው ውበት ፍዋ ብሎ የበለጠ ውበት ኖሮት እንድታይ ማድረግ ነው።

ምህበራዊ ሚዲያ ማለት ዩቱዩብን ብናይ ምህበራዊ ሚዲያ ነው ብዙ እንትኖች እዛ ጋ ይጫናሉ ሰወች እዛ ላይ የፈለጉትን መርጠው ያያሉ። ስለዚህ ምህበራዊ ሚዲያ ሙሉ ማህበረሰቡን ምስተናገድ ይችላል ።

መዋቢያ ወይም የውበት መጠበቂያ ማለት ተፈጥሮአዊ የሆነ ውበትን አጉልቶ ማሳያ ማለት ነው። ለምሳሌ ሙሉ ፊታችን ጥቁር ቢሆን ያንን ጥቁር ፊት የሚያቀላ፥ ፈገግ ብሎ እንዲታይ የሚያደርግ የውበት መጠበቂያዎች ማለት ነው።

ማኅበረሰብ እና ቤተሰብ ማለት ቤተሰብ ማለት የአንተ እናት አባት እህት ወንድም የዘር ሀረጉ በሙሉ ቤተሰብ ይባላል ። ማኅበረሰብ ማለት አንድ አካባቢ ላይ የሆነ የተከበበ አካባቢ ላይ የሚኖሩ ሰዎች ብዙ ሰዎች አንድ ላይ ማኅበረሰብ ይባላል ።

መሰረታዊ የአገልግሎቶች ማለት አስፈላጊ ነገሮች ማለት ነው። አሁን ምግብ ለሰው ልጅ መሰረታዊ ነውና ስለዚህ ምግብ ቤቶች መሰረታዊ አገልግሎቶች ናቸው ማለት ነው። ወንደላጤ ለሆነ ሰው አስፈላጊ ናቸው።

ፋሽን ማለት ዘመን አመጣሽ ከዚህ ቀደም የነበረ አለ ከሱ አሁን የተለየ ፋሽን ማለት ዘመኑን የተከተለ ነገር ነው። አሁን ለምሳሌ፦ ድሮ ፋሽን ተነፋነፍ ነበር አሁን እያለ እያለ እያደገ ይመጣል ማለት ነው። አሁን ላይ ጂንስ ቡጭቅ ምናምን የሚለብሱት።

የቤት እና የዱር እንስሳት ቤት ውስጥ የሚኖር እና ዱር የሚኖር እንስሳ የቤት እንስሳ ት ብዙ እንስሳቶች አሉ በግ፣ ዶሮ ፣ፍየል የመሳሰሉት የዱር እንስሳ ማለት እንደ ጅብ፣ እንደ አንበሳ፣ እንደ ነብር

የፅህፈት መሳሪያ እቃዎች ማለት የምንፅፍበት ፅሁፍ የምንፅፍባቸዉ ማለት ነዉ። ለምሳሌ እስክርቢቶ ሊሆን ይችላላ። እርሳስ ሊሆን ይችላል። ፓርከር ሊሆን ይችላል። ብዙ መሳሪያዎች አሉ።

አትክልትና ፍራፍሬ ሁለት የሚበሉ ነገሮች ናቸው አትክልት ማለት እንግዲ ተተክሎ የሚበቅል ፍራፍሬ ተተክሎ ነው የሚበቅለው ፤ አትክልት አሁን ለምሳሌ ጎመን፥ ቆስጣ፥ ሰላጣ ያሉት ፍራፍሬ ደግሞ ማንጎ፥ ፓፓያ፥ ሙዝ፥ አቮካዶ ምናምን ብዙ ነገሮች።

ጥበብ ማለት ጥልቅ የሆነ ዕውቀት ማለት ነው። በአንድ ነገር ላይ የሆነ ጥልቅ የሆነ እውቀት ሲኖርህ በዛ ነገር ላይ እየተጠበብክበት ትሄዳለህ ጥበብ ይባላል። ባህል ማለት ደግሞ ወግ ፣ እምነት፣ ባህል አጠቃላይ ሁሉም በአንድ ላይ ሆኖ ተሳስረው ባህል ይባላል።

ምግብ ማለት የሚበላ ነገር ማለት ነው። ብዙ የሚበሉ ነገሮች አሉ ከነሱ አሁን እነሱ አጠቃላይ ምግብ ነው የሚባሉት በስሎ የሰው ልጅ ሊበላቸው የሚችሉ ነገሮች የሰው ልጅ ማለት ነው። ብዙ እንሣቶች ይበሏቸዋል ግን የሰው ልጅ የሚበላቸው ናቸው ምግብ የሚባሉት።

ታሪክ ማለት እንግዲህ ያለፈ ነገር ማለት ነው ብዙ አይነት ታሪኮች አሉ አሁን ለምሳሌ የመንግስታት ምናምን በቃ እንዴት እንደሆነ ከዚህ ቀደም የተከናወነ ድርጊት ማለት ነው መልካም ምድር ማለት ደግሞ ለምሳሌ አቀማመጥ የመሬት አቀማመጡ ሊሆን ይችላል የአየር ንብረቱ መልካም ምድር ይባላል ::

ታሪክ ማለት ከዚህ በፊት የተሰራ ድርጊት ማለት ነው ።ማለት ከዚህ በፊት ሰርተው አያት አባቶቻችን የሠሩት ስራ ታሪክ ነው። አሁን ላይ ላለንበት ነገር መልካም ምድር ማለት ሙሉ የመሬት አቀማመጥ ሙሉ አካባቢው ላይ ያለ አካባቢው ንፋሱ እፅዋቶቹ

መፅሀፍ ማለት እንግዲህ በሆነ ደራሲ የተፃፉ ፅሁፎች የተቀመጡ ልብ ወለዶች ሊሆኑ ይችላሉ። መፅኤትና ጋዜጦች ማለት የሆነ መረጃ ነው መረጃን የሚያስተላልፉት አሁናዊ መረጃ ሊሆን ይችላል እንደ እሬዲዮ።

ስራ ማለት መስራት ማለት ነው ብዙ አይነት ስራዎች አሉ ከነዚህ ውስጥ አሁን መማርም ስራ ነው። እየተማርን ነው ማለት ስራ እየሰራን ነው ማለት ነው። የሆነ ነገር ጊዜ የምታጠፋበት ነገር ስራ ነው።

የሚበሉ ነገሮች ሊሆኑ ይችላሉ የሚጠጡ ነገሮች ሊሆኑ ይችላሉ እንደጎመን እንደ አትክልት እንደፍራፍሬ እንደማንጎ እንደ ፓፓያ እንደ ጁስ የተጨመቁ ነገሮች ሊሆኑ ይችላሉና እነሱም ሁሉም አንድ ላይ ሁነው የሚሸጥባቸው ሱቅ ማለት ነው። እነሱ አጠቃላይ ምርቶች ናቸው ብዙ ናቸው ምርቶቹ።

መሠረታዊ አገልግሎቶች ማለት መሰረትዊ አስፈላጊ ማለት ነው ለሰው ልጅ መሰረታዊ የአገልግሎቶች የምን ናቸው ለምሳሌ መመገብያ መሰረታዊ የአገልግሎት ነው።

መሠረታዊ አገልግሎቶች እንግዲህ መሠረታዊ አስፈላጊ ማለት ነው። ባይኖሩ ሊጎዱ ይችላሉ ማለት ነው ስለዚህ መሠረታዊ ነገሮች ሁሉ መሠረታዊ አገልግሎት እንላቸዋለን ማለት ነው ለምሳሌ የምግብ አገልግሎት የመጠለያ አገልግሎት የመሳሰሉት

ከስሙ እንደምንረዳው ብዙ ነገሮች አንድ ላይ ሁነው ከዛ ውስጥ እየመረጥን ቲክ እያደረግን መውሰድ ምርቶችን የፈለግነውን እየመረጥን መውሰድ ብዙ ነገሮች አንድ ላይ አሉ። የፈለጋችሁት እቃ ያለበት ማለት ነው ብዙ ምርቶች አንድ ላይ ሁነው።

ጫማዎች ማለት የሰው ልጅ አጥልቋቸው ሚንቀሳቀስባቸው ጫማዎች ይባላሉ። አሁን ለምሳሌ ሲኒፐር ሊሆን ይችላል። ሽፍን ጫማ ሊሆን ይችላል። አጥልቅን የምንንቀሳቀስባቸው ነገሮች ምናጠልቀው ነገር

ጉዞ ማለት እንግዲህ በግር ሊሆን ይችላል በመኪና ሊሆን ይችላል መጓዝ ነው የሆነ ነገር አላማ አለው ይሄዳሉ ፤ ቱሪዝም ማለት የሆነ ነገር ለመጎብኘት፥ መዝናናት ማለት ነው። ስደት ማለት መጓዝ መሄድ ርቆ መሄድ ማለት ነው።

ጫማዎች ማለት የሚደረጉ የሚጠለቁ ማለት ነው። ጫማ አድርገን መንገድ ምንሄድባቸው ምናምን የእግር መከላከያ ማለት ነው አንበሳ ጫማ አለ ብዙ አይነት ጫማ እንግዲህ ጠንካራ ጠንካራ ጫማዎች!

ስራ ማለት የሆነን ነገር መስራት ለምሳሌ የምን ስራ የመምህርነት ስራ ተማሪን ማስተማር እሱም ስራ ነው አንድ ስራ ትልቅ ስራ ነው ይሄን ሁሉ ተማሪ ማስተማር

ስራ ማለት የሆነ ነገር ይሰጣል ያን ነገር በአግባቡ መወጣት ማለት ነዉ መስራት ስራ ይባላል። መቆፈርም ከሆነ ትቆፍራለህ ስራ ነዉ። ስለዚህ ኤቭሪቲንግ ስራ ነዉ ማለት ነዉ።

ባንዲራ ወይም መለያ ማለት የአንድ ነገር መለያ ማለት ነው አሁን ለምሳሌ ኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ ስለዚህ እንደ ሃገር ከብዙ ሀገራቶች በአረንጓዴ ቢጫ ቀይ ባንዲራ እንለያታለን ማለት ነው ባንዴራ ማለት መገለጫ ማለት ነው። ስለዚህ መለያ ማለት አንድን ሀገር ከአንድ ሀገር የምንለይበት ሊሆን ይችላል።

ባህላዊ በሆነ መንገድ ፋብሪካዎች ምናምን ሳይገባ ባህላዊ በሆነ መንገድ ተፈጥሯዊ የሆነ መድሀኒት ማለት ነው ። የእንትን መድሃኒት አሁን ለምሳሌ የኮሶ ትል ምናምን

ስነ ህንፃ እና ግንባታ አሁን የምህንድስና ተማሪዎች የሚያጠኑት ነገር ማለት ነው። ስነ ህንፃ ሙሉ አወቃቀር ስርዓቱ ስነ ህንጻ ይባላል። ያንን የሚያጠና ስለ ህንጻ ጥናት ይባላል። ግንባታ ማለት ነው መገንባት ማለት ነው።

ማሸኖች ማለት አሁን የሰውን ልጅ ህይወት የሚያቀሉ ማለት ነው አሁን ለምሳሌ የሰው ልጅ ድሮ በእንትን ነበር እየፈጨ የሚበላ የነበረው እና ያንን ለማቅለል ምን መጣ ወፍጮ ወፍጮ የሚፈጭ ማለት ነው እህልን ስለዚህ ያ ማሽን ይባላል ሰውን ልጅ ህይወት ለማቅለል ።

ስፖርት ማለት እንቅስቃሴ ማለት ነው አሁን ለምሳሌ ሰውነትን ማጎልመስ ማዳበር ማለት ነው። አሁን ለምሳሌ የሰውነት ቅርጻችንን የምናስተካክልበት ስፖርት አለ ብዙ አይነት ስፖርቶችን አሉ። እንቅስቃሴዎች ለጤንነት የሚሰሩ እንቅስቃሴዎች አሉ አጠቃላይ እንቅስቃሴ ናቸው ስፖርት ማለት ሰውነትን ማጎልበት ነው።

ሐይማኖት ማለት እንግዲህ አንድን ነገር እምነት ማለት ነው። በአንድን ነገር አሁን ለምሳሌ ኦርቶዶክስ የሚባል ሐይማኖት አለ ክርስቲያን ማለት ነው። ስለዚህ ስለዚህ ያው በአንድ በኢየሱስ ክርስቶስ ማመን ነው።

ቤተሰብ ማለት ዝምድና ያላቸው አንድ አካባቢ ላይኖሩ ይችላሉ ግን ዝምድና ያላቸው እናት አባት እህት አንድ ላይ ቤተሰብ ይባላሉ ያ ደግሞ ብዙ ሰዎች አንድ አካባቢ ላይ ሲኖሩ ማህበረሰብ ይባላል።

የቤት እቃዎች ማለት ቤት ዉስጥ ያሉ እቃዎች ማለት። ቤት ዉስጥ ልንገለገልባቸዉ የምንችል እቃዎች ስለዚህ ለምሳሌ ብፌ ልንል እንችላለን። ስለዚህ ቤት ዉስጥ የምንገለገልበት እቃ ነዉ። እቃ የምናስቀምጥበት ማለት ነዉ።

የቤት እቃዎች ማለት እንግዲህ ቤት ውስጥ የምንገልግልባቸው እቃዎች ብዙ የቤት ዕቃዎች አሉ ። ከእነሱ ውስጥ አሁን ለምሳሌ መቀመጫ የምንቀመጥበት የቤት ዕቃ ነው ። ቲቪም የምናይበት የቤት ዕቃ ነው ።

ታዋቂ መሪዎች እና አባቶች ማለት በብዙ ዘንድ የሚታወቁ ትልቅ ሰው ከዚሀው የሚከበሩ መሪዎች ሊሆኑ ይችላሉ። ለምሳሌ መምህር ፍቅረ - ሰብዕ።

ሙዚቃ ማለት የሰውን ልጅ ማዝናኛ ማለት ነው። አሁን ለምሳሌ ስለሃገር የተዘፈኑ ዘፈኖች ሊሆኑ ይችላሉ አጠቃላይ ዘፈኖች ሙዚቃ እንላቸዋለን ማለት ነው።

ቤትና መኖሪያ ቤት ማለት እንግዲህ መኖሪያ እንግዲህ ሰው እራሱ የሚኖርበት እኛ የምንኖርበት ቤት ማለት ነው ሰው የሚኖርበት ቤት ማለት ነው። ስለዚህ ያ መኖሪያ ቤት እንለዋለን ሰው የሚኖርበት ቤት መኖሪያ ቤት ይባላል። ለምሳሌ አሁን የእኛ ቤት መኖሪያ ቤት ነው!

ማሽኖች ማለት የሰውን ስራ የሰውን የለት ተእለት ኑሮ የሚያቀል ማቅለል ማለት ነው። ማሽኖች የሚያቀሉ መሳርያወች ናቸው። ስለዚህ አላማቸው የሰውን ልጅ ህይወት ማቅለል ነው።

ጌጣጌጥ ማለት እንግዲ ማስጌጥ ነው አሁን ለምሳሌ ፀጉራቸውን ሴቶች ተሰርተው ማስጌጥ ምናምን ጌጣጌጥ ምንላቸው እነዚህ ዶቃ ነገሮች ምናምን እነሱ ጌታጌጦች ይባላሉ ቂ።

ንግድና ግብይት ማለት እንግዲህ ሻጭ አለ ገዢ አለ በዛ መሃል ግብይት ይባላል። ሻጭና ገዢ ሲገበያዩ ገዢ ሲገዛ ስለዚህ የሆነ ነገር ታቀርባለህ ያን የሚፈልግ ሰው መጥቶ ይገዛል ማለት ነው። ይህ ንግድ ይባላል።